ቡና ቤቶች እና ምግብ ቤቶች ምግብ ቤት ከምንላቸው ዉስጥ አደኛው ብርሃን ምግብ ቤት ሲሆን ይህ ምግብ ቤት በደብረ ማርቆስ ከተማ የሚገኝ ሲሆን እንደ ስሙም ብርሃን የሆነ የተለያዩ ሚ ያማምሩ ምግቦች ሚገኙበት የ ምግብ ቤት አይነት ነው ።

መንፈሳዊ ጉዞ አንዱ የጉዞ አይነት ሲሆኖን በጣም ደስ የሚል ጉዞ ከነስሙ መንፈሳዊ መንፈስን የሚያድስ ደስ የሚል ጉዞ ወደ መንፈሳዊ ቦታወች ደስ የሚያሰኝ ጉዞ ነው።

ቁልቋል ቁልቋል አንዱ ዕጽዋት ሲሆን ቅጠሉ በክረምት የሚረግፍ በበጋም ቢሆን ብዙ ቅጠል የሌለው ወተት የሚመስል ነጭ ደም የሚደማና ደሙ ሰውነትን ከነካ የሚያቆስል እንዲሁም ደግሞ በአይን ከገባ በጣም የሚያም ደስ የሚያል አስቀያሚ የሆነ እጽዋት ነው።

የሙሾ ባህል ይህ ባህል የሰው ልጆች ከሞቶ በኋላ የሚደረግ ባህል ሲሆን ይህ ባል በጣም የሚገርመኝ የሰው ልጅ ከሞተ በኋላ ያን ያክል እንደሚችል የሚያሳይ የሆነ ስራ ነው።

የመሬት መንቀጥቀጥ እጅግ በጣም አስከፊ የሆነ አደጋ ነው። ትልቅ ችግር ያስከትላል ሰው ቦታውን ንብረቱን ለቆ ወደሌላ ቦታ ለሌላ ሀገር እንዲወጡ እንዲሰደዱ የሚያደርግ አስቀያሚ የሆነ ክስተት ነው።

ምግቦችን እንዳይበላሹ ቆዩ ለማድረግ የሚያገለግል በጣም ጠቃሚ የሆነ

ሊፒስቲክ ሊፒስቲክ አንዱ የሱፐር ማርኬ የትምህርቶ ሲሆን ሴቶች በገስተው በከንፈራቸው የተገቡ የሚጠገሙ ሲሆን ድም የላሰ ውሻ መስረው በጣም ነየሚያስጠላው በተለይ ቀይቃለም ያለ እንዴት አስቀያሚ እንደሆነ በጣም የሚያስጠላ አስጠልተው።

መዋቢያዎችን ወይም የውበት መጠበቂያዎች ከምንላቸው ውስጥ እንግዲህ አንዱ ቫይቴክስ ሴሆን ቫይቴክስ እንግዲህ የወንዶችንም ፀጉር ለጥንካሬ እና የወንዶችን ለፀጉር ልስላሴ በጣም አስፈላጊ ከሆኑ ቅባቶች ወስጥ አንደኛው እና ዋነኛው የውበት መጠበቂያ ነው።

እስክርቢቶ እስክርቢቶ አንዱ ደስ የሚል የፅህፈት መሳሪያ ነው። ለመፃፍ ቀላል እና ምቹ በጣም የሚመች የፅህፈት መሳሪያ ነው።

ጥበብና ባህል ሽምግልና ሽምግልና ምንለው እንግዲህ ከጥበብ እና ከባህል ውስጥ የሚመደብ ሲሆን ይህም እንግዲህ ሰዎች በሚጣሉበት ጊዜ እራሳቸው እንዲታረቁ ወይም ደግሞ እንዲስማሙ የምናደርግበት ንጸብን የምናቀዝበት መንገድ ነው።

እንጀራ እንጀራ ከምግብ አይነቶች መካከል አንደኛው ሲሆን ይህ የምግብ አይነት እነዚህ ትንንሽ የሆኑ እህላቶችን ፈጭቶ በአንድ ላይ አጠራቅሞ የሰው ልጅ እንዴት አድርጎ ራሱን መመገብ እንዳለበት ከሰራቸው ድንቅ የምግብ አይነቶች መካከል አንደኛው እንጀራ ነው።

ሆስፒታል ሆስፒታል ዓለም ላይ ከተፈጠሩ ድንቅ የሆኑ ሥራዎች መካከል እና ከነዛ መሠረታዊ አገርግሎት የሚመድብ ሊሆን እንዴት ስው ልዥን ከሕመሙ ሊፈውስ እንደሚችል በጣም የሚድንቀኝ ተቋም ነው። ይህም

አበበ ጎበና በጣም አስደናቂ እውነትም የእናት አንጀት ያላት አስገራሚ ናት የተለያዩ ወላጅ አልባ ፃናት ያሳደገች የሁሉ እናት አበበች ጎበና ተጠቃሽ ናት።

የሱሪ ፋሽን የሱሪ ፋሽን በተለይ በጉልበት መቅደድ የተለያዩ አካባቢዎች ላይ የሚቦጭቅ የተቦጨቀ ሱሪ ሰውነት የሚአሳይ መሆኑ በጣም አስቀያሚ ነው።

ሆስፒታል ከንዱ መሰረተ ልማት ሲሆን ለሁሉም በጣም የሆነ በጣም አያስፈላጊ የሆነ ነው ይመሠረተ ልማት የተለያዩ ማህበረሰቦች ማህበረሰቦችበት መሰረተ ልማት

ጤፍ ከእጸዋት ዓይነቶች መካከል አንድኛው ሲሆን ይህ የእጸዋት ዓይነት ደግሞ አድጎ ተዘርቶ እንዲሁም ታጅዶ ተወቅቶ ለሰው ልጅ ምግብነት እንደሚውል የተዘጋጀልም ድንቅ ከሆኑ ደስ ከሚሉ ፍጥረታትን መካከልን አንድኛው ነው፡፡

አውራንባ ማህበረሰ የኦረንባ ማረሰንጡ ማህበረሰብ ሲሆ በጣም ዲሴሜ ማህበረሰብ የስራ ባህላቸው እንዴት እንዲሚያመር ሴቱ እንዴግ ሁዱም ተትሮ ነውን ሰሩት ቃም አስግራን የሥራ ባህል ያላቸው ማህበረሰብ ናቸው።

የኢትዮጵያ ባንድራ በጣም የሚያስደንቅ ትርጉም ያለው ቀዩ የጀግኖችን አባቶቻችን ደም የሚያመለክት ሲሆን፤ ቢጫው ተስፋና ብርሆነትን አረንጓዴው ልምላሚን የሚገልጽ በጣም አስድናቂ የጀግኖች ያቆዩዋት የኢትዮጵያ ባንድራ አንዷ ነች።

ከግብርና ዓይነቶች መካከል አንድኛው ደግሞ የእርሻ ሥራ ነው ይህ ሥራ ደግሞ ሴሰው ልጆች ሞፈር ቀንበርን እንዱም ማረሻን አሳክተው የገጠሮ አባቶቻችን በድንቅ በሆነ መንገድ እንዴት አድርገው እንደሚያርሹ የሚያሳይ ነው።

እፃዋት ክምንላችው ውስጥ እንግዲህ አንዱ ቃጋ ሲሆን፤ ቃጋ ፍሬው ለምግብነት የሚያገለግል ጣፋጭ የሆነ ለምግብ የሚወል ሲሆን፤ እሾኩ ደግሞ በሚወጋን ጊዜ በጣም የሚቆጠቁጥ እና በጣም አስቀያሚ የሆነ ሹህ ያለው ነገር ግን ፍሬው በጣም እጅግ ጣዕም ያለው የእጽዋት ዓይነት ነው።

የእስልምና እምነት የእስልምና እምነት በኢትዮጵያ ውስል በሁለተኝነት ከሚተገበሩ እና ከሚከትሏቸው የሃይማኖት አይነቶች መካከል አንዱ ሰሆን ይህ ሃይማኖት ደይጉ እንዴት ይህ ሰው ለጅ ያንያክል በእምነቱ ልፃና እንድ የሚችል የሚያሳይ እምነት ነው።